ይህ እንግዲህ መሄድ ምስል በጣም አስደሳች በአገራችን ትልልቅ ሱቆች ላይ የዘመኑ ባሉ ሱቆች ላይ የሚታይ የአረንጓዴ አሻራ ውጤቶች ናችሁ የተለያዩ ስርዓቶች አትክልቶ አረንጓዴ ነገሮች መካከል የውጭ ማቴቁትራን ከሩቅ የተለያዩ ነገሮች አሉ

በዚህ ምስል ላይ የምንመለከተው እንግዲህ ባልና ሚስት ሲሆን የምላሻቸው ቀን በባህላዊ መንገድ ካባቸውን ለብሰው ሴቷ ሹርባዋን ተሰርታ እየተገናኙ እየተዳሩ ያሉ እና አዲስ ቤተሰብ እየመሠረቱ ያሉ ሰዎች ናቸው።

ስላ መጋከፉ የቤቱጋ ን ጥቶዎችንንባግቤቱ ክፕታ አልጋን ዲህ ንጫዋኑ የሚያስገሩን ሴሚ አልጋን የጭግመጥኸበት በጣሮዎት ሰሎ ንጃን አንተኖ ግን ምኖብር ግላችንል አለ

ይህ እግዲህ በዚህ ምስል ለየንሚመለከተው እጽዋት ቡና ሲሆን ቡና በሀገራችን ብሎም ባለማች ለመጠጥናት የሚያገለግ አንድነቃቂ መጠጥ ነው ለባህላዊቱም ናም እንዲህ ሁነት ላይ ነቅጽ አገልግሏል።